አትክልትና ፍራፍሬ ገጠር አካባቢ በነጻ የሚገኝ ነገር ነው። ፍራፍሬዎች አትክልቶች ገጠር እንደዛ በነጻ ነው። ብዙም ወጪ አያወጡም። ከተማ ውስጥ ግን ስንመጣ ከገጠር የሚመጡ ናቸው ።በጣም በውድ ዋጋ ነው የምንገዛቸው። በኪሎም እንገዛለን እና በችርቻሮም እንገዛለን።

ተፈጥሮ ተፈጥሮን ስናስብ ኢትዮጵያ ማሰብ አለብን ። ኢትዮጵያ የብዙ የተፈጥሮ ባለፀጋ ነች። ለምሳሌ የ 13 ወር ፀጋ ያለበት ኢትዮጵያችን አገራችን ብቻ ናት። አካባቢ ያው የምንኖርበት ወይም ያለንበት ቦታ ነው።

የቤት ዕቃ አረጀ ተብሎ አይጣልም። ማንኛውም ነገር በትንሹም ቢሆን ያገለግላል። ገዝተን የምንመጣባቸው ዕቃዎች ፌስታሎችም ሁሉ ቤት ውስጥ ሊያገለግሉ ይችላሉ። የቤት ዕቃ ሊሆኑ ይችላሉ። በቀላሉ ወጪ ሳናወጣባቸው ማለት ነው።

መጠጦች አብዛኛው ሆቴሎች ነው የምናገኘው እና የታሸጉ ናቸው:: የታሸጉ መጠጦች አልኮልም ልሆም ይችላል ለስላሳ መጠጦችም ሊሆኑ ይችላሉ:: ልጆችም ሊሆኑ ይችላሉ ያው ስንጠቀማቸው ኤክስፓየር እያየን ብንጠቀም የተሻለ ነው:: አብዛኞቹ ግዜው ያለፈባቸው ሊሆን ስለሚችሉ::

ስፖርት ለጤና ጠቃሚ ነው ፣ወሳኝ ነው፣ ጤና እንጠብቅበታለን። የተለያዩ እንቅስቃሴዎችን ስናደርግ ሰውነታችን ይደብራል። ተክለ ሰውነታችንም አሪፍ ይሆናል ማለት ነው።

ፋሽን ከጊዜው ጋር የሚያያዝ ነገር ያው ፋሽን አመጣሽ ማለት ከጊዜ ከዘመኑ ጋር አብሮ የሚሄድ ስርአት ነው። ማለትም በልብስ እና በጫማ በተለያዩ በጸጉር እስታይልም ሊሆን ይችላል። ከዘመኑ ጋር የሚመጡ ናቸው አብዛኞቹ ፋሽኖች ማለት ነው።

ምግብን በአግባቡ ካልተመገብን አብዛኛውን ተጎጅ እንሆናለን የቅባት ምግቦችን ስንበላ ከልክ ያለፈ ውፍረትን ያመጣል።

መጓጓዣ እና ተሽከርካሪ አንድ አይነት ናቸው ። ሁለቱም የው ለመጓጓዣነት ምንጠቀማቸው ናቸው ። ተሽከርካሪዎች አሁን ዘመነ ሰራሽ ኤሌትሮኒክስ የሆኑ እነሱ ናቸው ። መጓጓዣ ባህላዊ ሊሆን ይችላል የፈረስ ።

ማስጌጥ ውድ ውድ የሆኑ የከበሩ ድንጋዮችን በቅርጽ ባለው ነገር አስውበን ለሰውነታችን ለራሳችን እናረጋለን ለንገታችን ወይ ለጣታችን ቀለበት

ጥበብ እና ባህል ተያያዥነት አላቸው። ጥበብን በባህል ባህልን በጥበብ ነው። ጥበብ ማለት የአንድ የእጅ ሙያዎች ምናምን ሊሆኑ ይችላሉ። ባህል ደግሞ ያው በባህል የሚሰሩ ነገሮች አሉ በአንድ ብሄር ማለት ነው።

ማስታወቂያ በተለያየ መንገድ ሊገለፅ ይችላል፦ በሄድክበት ቦታ በግርግዳ ላይ ተለጥፈው ልታይ ትችላለህ። ካልሆነ ግን የተፃፈ ነገር በግድግዳ ላይ ወይም በቀለም ነገር የተጻፈ ሆኖ ልታገኝ ትችላለህ። ወይም ካልሆነ በአፍ የሚነገር ነው ማስታወቂያ።

መዋቢያዎች ለምሳሌ ልብስ፣ የአንገት ሀብሎች ጌጣጌጦች፣ እና ፊታችንን የምንቀባው ቅባት፣ ሎሽን፣ ፀጉራችንን እምናበጥርበት ማበጠሪያ

ኤሌክትሮኒክስ በመብራት ኃይል የሚሰራ ነው። ያለ መብራት ሃይል ሊሰራ አይችልም። ካልሆነ ሶላር ሲስተሞችን ተጠቅመው ነው ማለት ነው። ለማፍራትም ሊሆን ይችላል ለ ራዲዮ ለ ቴሌቪዥን የተለያዩ ዓይነቶች አሉ።

ግብርና እርሻ መስራት ነው። ብዙ አይነት ግብርናወች አሉ። አትክልትም ፍራፍሬም ማፍራት እና እንሣሣት ማርባት።

ሰው ለመኖሪያነት ከሚጠቀማቸው ውስጥ ቤት ዋነኛው ሲሆን፤ ቤት ከመሠረታዊ አስፈላጊዎቹ ውስጥ አንዱ ነው።

ግብርና ባህላዊና ዘመናዊ ግብርና አለ። ባህላዊ የምንላቸው በጃችን እየቆፈረን ምን ይጠቀማቸው ናቸው መስኖ ውሃን በመጠቀም ዘመናዊነት ደግሞ በክራክተር በማስረስ እና በፓምፕ አውጥቶ ለሁሉም ማጠጣት።

ፖለቲካ ያው ማንኛውም ሰው ሊያረገው የሚችል ነገር ነው:: ሃይማኖታዊ ሊሆን ይችላል ወይም ደግሞ ሃገራዊ ሊሆን ይችላል:: ሃይማኖታዊ ከሆነ በሃይማኖታዊ ዙሪያ ነው:: በሃገር ከሆነ በሀገር ዙሪያ ብቻ ፖለቲካ መስራት ይችላል::

ብዙ አይነት ምግቦች አሉ። ባህላዊና ዘመናዊ ምግቦች አሉ። ባህላዊ እምንላቸው ቁጮ ምናምና ናቸው። አሁን የመጡትደግሞ ዘመናዊ በርገር ፒዛ።

ሃይማኖት የራሱ የሆነ ስርዓት አለው ሁሉም ሃይማኖት ፕሮቴስታንትም ኦርቶዶክስም ሁሉም የራሳቸው የሆነ መመርያ እና ደንብ አላቸው ለምሳሌ የፀሎት ደንብ ወይም የአምልኮ ደምብ ሊሆን ይችላል።

ሀይማኖት:- ብዙ አይነት ሀይማኖት አለ። ክርስትና፣ እስልምና፣ ቡዲህዝም የምንላቸው የተለያዩ አይነት ሀይማኖቶች አሉ።

ምኞቴ እንግዲህ አብስለን የምንበላቸው እንዲሁም በጥሬነት የምንበላቸው አሉ:: ለምሳሌ በጥሬነታቸው የምንበላቸው ምግቦች ፍራፍሬዎች አሉ እነሱም ከምግብ ጋር ነው የሚጠቃለሉት::

ጥበብ ሞያ ነው የእጅ ስራ ሊሆን ይችላል የተለያዩ ሊሆኑ ይችላሉ:: ባህል ስንል የአንድ ሀገር መገለጫው ወይም ለምሳሌ የልብስ ሊሆን ይችላል የምግብ ሊሆን ይችላል ብዙ ዓይነት መስታወሻዎች ሊሆኑ ይችላሉ ዳንስ ሊሆን ይችላል::

ብዙ የሆኑ አባቶች አሉ ታዋቂ አባቶች ማለት ነው ። ሀይማኖታዊም ሊሆኑ ይችላሉ ወይም ካልሆነ ደግሞ የፖለቲካ መሪዎች ሊሆኑ ይችላሉ ።

መጓጓዣያ የአህያም ሊሆን ይችላል ፈረስ ጋሪ ወዘተ.. ተሽከርካሪዎች አሁን ዘመኑ በአፈራቸው የስልጣኔ መገለጫዎች የምንላቸው መኪኖች፣ ባጃጅ፣ ባቡር ኢሊኮፍትር አለ።

ኤለክትሮኒክስ ከአንድ ካምፓኒ የሚሰራ ዘመናዊነትን መግለጫ ነው። ለምሳሌ፦ ቤት ውስጥ የምንጠቀማቸው ቴሌቪዥን አለ የተለያዩ ሬዲዮኖችን ምናምን እነሱን ያካተተ ነው።

ማስጌጥ ማለት ቤትን ሊሆን ይችላል በቀለም ዲኮር ማድረግ እና በሰው ልጆች ደግሞ በተለያየ ሜካፕ ውበት መስጠት ነው።

ታዋቂ መሪዎች ፦ እኔ የማውቃቸው በግሌ መለስ ዜናዊ ታዋቂ ነበር በአለም አቀፍ መረጃ ጥሩ ፣ የጎላ አስተዋጽኦ ነበረው በጊዜው ። አሁን ግን ያው የተሻለ መጣል ተብሏል ።

መሰረተ ልማት ለአንድ አገር ኢኮኖሚና እድገት ለማሳየት ወይም ለዉጥ ለምሳሌ የመንገድ ባቡሮች ሊሆኑ ይችላሉ። ድልድይ እነዚህ አይነት ነገሮች ለአገር ልማት ጠቃሚ ናቸዉ።

ጉዞ ሀይማኖታዊ ሊሆን ይችላል። በአንዴ ሰብሰብ ብለን የምንሄድባቸዉ ቦታዎች ናቸዉ። ወይ ለመጎብኘት የመስህብ ቦታዎችን ከዉጭ አገር መጠዉ የሚጎበኙት ቦታ ሊሆን ይችላል። ስደት ከባህር ማዶ መዉጣት ነዉ። ከሀገር ዉጭ ማለት ነዉ ለስራም ሆነ ለሌላም ነገር።